በአካባቢያችን ከሚገኙ የእፅዋት አይነቶች ውስጥ የሆነው ሸንኮራ አገዳ ሲሆን ይኽ ሸንኮራ አገዳ ለሰዎች ምን አይነት ጥቅም ይሰጣል?

ኢትዮጵያ ውስጥ ብዙ አይነት የስፖርታዊ ውድድሮች ይካሄዳሉ ከእነዚህም ውስጥ ባህላዊ እና ዘመናዊ የስፖርት እንቅስቃሴ ውድድሮች ተብለው ይጠራሉ ። ለምሳሌ የገና ጨዋታን ብናይ ከየትኛው ስፖርታዊ ውድድር ይመደባል?

ከላይ በምስሉ ላይ የምትመለከቷቸው ሰማያዊ ጋወን የለበሱ ህፃናት ሲሆኑ ትምህርታቸውን ጨርሰው ተመርቀዋል። ፊታቸው ላይም ደስታ ይታይባቸዋል።

ኢትዮጵያ ውስጥ ከሚገኙ የትምህርት ተቋማት ውስጥ አንዱ የሆነው የባህር ዳር ዩኒቨርስቲ በየትኛው የሀገራችን ክልል ይገኛል ?

"ኢትዮጵያ ውስጥ ከሚገኙ የዜና ማሰራጫ ጣቢያዎች ውስጥ አንዱ የሆነው ኦ.ኤም.ኤን የሚባለው የዜና ማሰራጫ ጣቢያ ሲሆን፤ ይህ የዜና ማሰራጫ ጣቢያ የት አካባቢ ይገኛል?"

ሰዎች ከቦታው ቦታ ለመንቀሳቀስ የተለያዩ የመጕጕዣ አይነቶችን ይጠቀማሉ:: ለምሳሌ አውሮፕላንን ብናይ ከየትኛው የመጕጕዣ አይነት ይመደባል ማለትም ከየብስ የአየር ወይስ ከዉሀ ይመደባል?

ከላይ በምስሉ ላይ የምትመለከቷቸዉ ሁለቱ ሰዎች ገበሬዎች ሲሆኑ የዘሩትን ምርት በደስታ እየሰበሰቡ ይገኛሉ። ደስተኛ ፊትም ይታይባቸዋል።

ኢትዮጵያ ውስጥ ሰዎች ከቦታ ቦታ በመንቀሳቀስ ወይም ጉዞ በማድረግ የተለያዩ የቱሪዝም ቦታዎችን ይጎበኛሉ። ለምሳሌ የጣና ገዳማትን ያያሉ። ይህ የጣና ገዳም የት አካባቢ ይገኛል?

ቤታችን ውስጥ ከሚገኙ ማሽኖች ውስጥ የሚመደብ ሲሆን ፤ ልብሳችንን ለማጠብ እንዲሁም ለማድረቅ የምንጠቀምበት ማሽን ነው። ይህ ማሽን ምን ተብሎ ይጠራል?

ተላይ በምስሉ ላይ የምትመለከቱት ክብ ቅርጽ ያለው አረንጓዴ የሆነው አትክልትና ፍራፍሬ ጥቅል ጎመን ሲሆን ለምግብነት ስንጠቀመው ደስተኛ ስሜት ያሳየናል።

ከላይ በምስሉ ላይ የምትመለከቱት መኖሪያ ቤት ፎቅ ቤት ሲሆን ፤ ሰዎች ተደስተው የሚኖሩበት ቤት ነው።

ኢትዮጵያ ውስጥ ብዙ የባንክ ማስታወቂያዎች ይገኛሉ። ከእነዚህ ማስታወቂያዎች ውስጥ አንዱ የሆነው ግሩም ኤርምያስ የሚያስተዋውቀው የትኛውን ባንክ ነው?

ከላይ ከምስሉ ላይ የምትመለከቷቸው ሰዎች ከሸክላ የተሰሩ እቃዎችን በመሸጥ ደስተኛ የሆነ ህይወት ይኖራሉ።

በአለማችን ብዙ የዜና ዘጋቢ ተቋማት አሉ። ከእነዚህም ውስጥ አንዱ የሆነው ቢቢሲ የሚባለው የዜና ሰጪ ተቋም ሲሆን፤ ይህ ተቋም በየትኛውም የዓለማችን ክፍል ይገኛል?

ኢትዮጵያ ውስጥ የአደባባይ በአላት ከሚባሉት ውስጥ አንዱ የደመራ በአል ሲሆን ይህ የደመራ በአል በየትኛው የሐይማኖት ተከታዮች ዘንድ ይከበራል?

በምስሉ ላይ የምትመለከቷቸው ብዛት ያላቸው ህጻናት በሚማሩበት ትምህርት ቤት ወይም በሚውሉበት ተቋም ክብ ሰርተው ጨዋታ እየተጫወቱ ይገኛሉ።

ከላይ በምስሉ ላይ የምትመለከቱት ታዋቂው የሙዚቃ ሰው ቴዲአፍሮ ሲሆን ኢትዮጵያ በሚል ሙዚቃው ይታወቃል።

ኢትዮጵያ ውስጥ ብዙ የሙዚቃ ሰዎች ይገኛሉ። ከእነዚህም ውስጥ አንዱ የሆነው ነዋይ ደበበ ሲሆን ለምሳሌ ጅማ በሚል ርእስ የሰራው ሙዚቃ አለ። ይህን ሙዚቃ በስንት ዓመተ ምህረት ሰራው?

ኢትዮጵያ ብዙ የባህላዊ ህክምና ሂደቶች አሉን ። እነዚህም ውስጥ ዳማከሴን ብንጠቅስ ዳማከሴ ምን ምን አይነት በሽታዎችን ለማከም ይጠቅመናል ?

ሰዎች የግብርና ስራን በሁለት አይነት መንገድ ሊያካሂዱ ይችላሉ። በዘመናዊ መልኩና በባህላዊ መልኩ ለምሳሌ ትራክተርን ተጠቅመው የሚሰሩት ከየትኛው ይመደባል? ከዘመናዊ ነው ወይስ ከባህላዊ?

ከላይ በምስሉ ላይ የምትመለከቱት የሱፐር ማርኬት ምርቶች ከሆኑት ውስጥ አንዱን ተስፋ የኦቾሎኒ ቅቤ ሲሆን ደስ የሚል ጣዕም ስላለው ሰዎች ይህንን በመመገብ ደስተኛ የሆነ ስሜት ይኖራቸዋል።

ሙዝ በአካባቢያችን ከሚገኙ የአትክልትና ፍራፍሬ ምድቦች ውስጥ ይመደባል። ይህ ሙዝ በብዛት አዘውትሮው የሚመገቡት በየትኛው የዕድሜ ክልል ያሉ ሰዎች ናቸው?

ሴቶች ለማማር ወይም ለመዋብ ብለው የተለያዩ ነገሮችን ይጠቀማሉ። ለምሳሌ ዓይናቸውን ለማሳመር ሲሉ የሚቀቧቸው ነገሮች አሉ። እነዚህ ነገሮች ምንድን ናቸው?

ከላይ በምስሉ ላይ የምትመለከቱት አርማ የደብረ ማርቆስ ዩኒቨርሲቲ አርማ ሲሆን አርማው ላይም ድልድይ ፀሀይ መፅሐፍ እንዲሁም ስንዴ ያለበት ነው።

በኢትዮጵያ ውስጥ ብዙ አይነት የሐይማኖት አማኞች ይገኛሉ። ከእነዚህም ውስጥ አንዱ የሆነው ሼክ በሚል የመጠሪያ ስም የሚጠሩ ሰዎች ያሉበት ሐይማኖት የትኛው ሐይማኖት ነው?

ከፅህፈት መሳሪያ እቃዎች ውስጥ አንዱ የሆነው ወረቀት ሰዎች በብዛት ለተለያዩ ጥቅም ያውሉታል። ከነዚህ ጥቅሞች ውስብ ቢያንስ ሁለቱን ጥቀሱ?

ከላይ በምስሉ ላይ የምንትመከቱት የ ኢትዮ ቴሌኮም ወይም የቴሌብር ማስታወቂያ ሲሆን፤ ተጨማሪ ዳታ፣ ተጨማሪ ደስታን እንደሚሰጥ ይገልጻል።

ኢትዮጵያ ውስጥ ከሚገኙ የዜና ዘጋቢ ጣቢያዎች ውስጥ አንዱ የሆነው አሚኮ የሚባለው የዜና አሰራጭ ድርጅት ሲሆን ይህ የዜና አሰራጭ ድርጅት በየትኛው የሀገራችን ክፍል ይገኛል ?

ኢትዮጵያ ውስጥ ብዙ የፖለቲካ ፓርቲዎች ይገኛሉ ። ከእነዚህም ውስጥ አሁን እያስተዳደረ የሚገኘው የብልጽግና ፓርቲ ሲሆን የዚህ ፓርቲ ዋና መሪው ማን ተብሎ ይጠራል ?

ኢትዮጵያ ውስጥ ብዙ አይነት የዱር እንስሳቶች ይገኛሉ። ከነዚህም ወስጥ አንዱ ዝሆን ሲሆን ይህ ዝሆን በኢትዮጵያ የሀገራችን ክፍል በየትኛውም አከባቢ ይገኛል።

ሰዎች የተለያዩ የጫማ አይነቶችን ይጠቀማሉ ። ከእነዚህም ውስጥ አንዱ የሆነው ቦቲ የሚባለው ጫማ ሲሆን በየትኛው የሀገራችን ክፍል ይዘወተራል ?

በምስሉ ላይ የምትመለከቷት ወጣት በነጭ ልብስ ያጌጠች እንዲሁም ከጥራር የተሰራ ጥላ በመያዝ ባህሏን በደስታ እያስተዋወቀች ትገኛለች ።

ኢትዮጵያ ውስጥ ከሚገኙ የሙዚቃ ስራዎች ውስጥ የሚጠቀሰው ሙሀመድ አህመድ ሲሆን ይህ ሙዚቀኛ ምን በሚል የሙዚቃ ስራ ይታወሳል ?

በአካባቢያችን ከሚገኙ እፅዋቶች ውስጥ የሚመደበው ጌሾ የሚባለው እጽዋት ሲሆን ለምን ጥቅም እናውለዋለን?

ሰዎች የተለያዩ ስራዎችን ለማከናወን የተለያዩ ማሽኖችን ይጠቀማሉ ። ለምሳሌ ወረቀቶችን ለማባዛት የሚጠቀሙት ማሽን ምን አይነት ማሽን ነው?

ኢትዮጵያ ውስጥ ብዙ የሙዚቃ ሰዎች ይገኛሉ ። ከእነዚህም ውስጥ አንዱ የነበረው ጥላሁን ገሰሰ ሲሆን ጥላሁን ገሰሰ መቼ አመተ ምህረት ሞተ?

ኢትዮጵያ ውስጥ ከሚገኙ ባህላዊ መጠጦች ውስጥ አንዱ የሆነው አረቄ ሲሆን አረቄ ከምን ከምን የሚዘጋጅ ይመስላችኋል ?

ኢትዮጵያ ውስጥ የተለያዩ የሐይማኖት ተቋማት ይገኛሉ። ከእነዚህም ውስጥ አንዱ ለምሳሌ ዲያቆን በሚል መጠሪያ ስም የሚጠራ ግለሰብ አለ። ይኽ መጠሪያ በየትኛው ሀይማኖት ይገኛል?

የሱፐር ማርኬት ምርቶች ውስጥ ከሚባሉት ውስጥ አንዱ የሆነው ፊቤላ በሚል ስያሜ የተዘጋጀ የምግብ ዘይት አለ። የምግብ ዘይት ከምን ከምን ይዘጋጃል።

ኢትዮጵያ ውስጥ ከሚካሄዱ የስፖርታዊ እንቅስቃሴዎች ውስጥ አንዱ የሆነው የ " ባስኬት ቦል " ሲሆን ይህ የ " ባስኬት ቦል " ተጫዋቾች በአንደኛው ቡድን ስንት ተጫዋቾችን ያካትታል ?

ሀገራችን ውስጥ ከሚገኙ የሱፐርማርኬት ምርቶች ወይም የፋብሪካ ውጤቶች ውስጥ አንዱ የሆነው ፓስታ ሲሆን ፤ ይህ ፓስታ ከምን ከምን ይዘጋጃል?

ሀብሀብ የሚባለው አትክልት እና ፍራፍሬ በሰዎች ዘንድ በጣም ተወዳጅ ሲሆን ህፃናት ደግሞ በጣም በበለጠ ይጠቀሙታል። ይህ ሀብሀብ ለጤና ምን አይነት ጥቅም ይሰጠናል?

ሰዎች ባህላቸውን ወይም ጥበባቸውን ለማስተዋወቅ ሲሉ የተለያዩ የሙዚቃ ጭፈራዎችን ያካሂዳሉ። ከእነዚህም ውስጥ እንቅጥቅጥ የሚባለው የጭፈራ ዓይነት በየትኛው የሀገራችን ባህል ይገኛል?

ሰዎች ቤታቸውን ለማስጌጥ ብለው የተለያዩ የማስጌጫ መንገዶችን ይጠቀማሉ። ለምሳሌ፦ ወለላቸውን ለማስጌጥ ሲሉ የሚጠቀሙት የማስጌጫ መሳሪያ ምንድነው?

ቤታችንን ለማስጌጥ ወይም ለማስዋብ ስንል የተለያዩ የቤት ማስዋቢያ መሣሪያዎችን እንጠቀማለን። ለምሳሌ የቤታችንን ጣርያ ለማሳመር ምንን እንጠቀማለን?

ኢትዮጵያ ውስጥ ብዙ የ ፀጉር አሰራር አይነቶች ይገኛሉ። ከእነዚህም ውስጥ አንዱ የሆነው ቁንጮ የሚባለው የፀጉር አሠራር ሲሆን፤ ይህ አሠራር በየትኛውም ዕድሜ ክልል ይዘወተራል?

ኢትዮጵያ ውስጥ ብዙ የሥራ ዓይነቶች ይገኛሉ። ከእነዚህም ውስጥ ለምሳሌ መኪናን በመጠቀም መንጃ ፈቃድ አውጥተው ሰዎችን ከቦታ ቦታ ለማንቀሳቀስ የሚጠቀሙት የሥራ ዓይነት ምን ይባላል?

በቤታችን ውስጥ ወይም ደግሞ በቢሮ ውስጥ የሚገኙ ወንበሮች ፣ሶፋዎች አሉ። እነዚህ ሰዎች እረፍት ለማድረግ የሚቀመጡባቸው ሲሆኑ እነዚህ ሶፋዎች ከምን ከምን የተሰሩ ናቸው?

ኢትዮጵያ ውስጥ ከተፃፉ የልብ-ወለድ መፅሃፍቶች ውስጥ አንዱ የሆነው ፍቅር እስከ መቃብር የሚለው መፅሃፍ ይገኝበታል። ይህ መፅሃፍ ለመጀመሪያ ጊዜ በስንተኛው አመተምህረት ታተመ?

ከላይ በምስሉ ላይ የምትመለከቱት ምግብ እንጀራ በ ወጥ ሲሆን ወጡም ሽሮ ነው ። በዙሪያው ያሉት ደግሞ ቲማቲም እና ቃሪያ ናቸው ።

ከላይ በምስሉ ላይ የምትመለከቷት ቆንጅዬ ወጣት ባህሏን ለማስተዋወቅ እና ደስታዋን ለመግለፅ የተሰራችው የሚያምር ሹርባ ነው ።

ሰወች ከቦታ ቦታ ለመንቀሳቀስ ወይም ለመጓጓዝ የተለያዩ የመጓጓዣ አይነቶችን ይጠቀማሉ። ከነዚህም ውስጥ አንዱ ባጃጅ ሲሆን ባጃጅ ስንት ጎማወች አሉት?

ከላይ በምስሉ ላይ የምትመለከቱት ሁለቱ ሰዎች በባህል ምሽት ቤቶች ላይ ሙዚቃ እያቀረቡ ይገኛሉ ።ከጀርባ ያሉ ሰዎች ደግሞ ሙዚቃውን እየተከታተሉ ነው ።

ኢትዮጵያ ውስጥ ብዙ ማህበረሰቦች ወይም ብሔር ብሔረሰቦች ይገኛሉ። ከነዚህም ውስጥ አንዱ የሆነው የወላይታ ማህበረሰብ ሲሆን ይህ ማህበረሰብ በየትኛው የሀገራችን ክልል ይገኛል?

ከላይ የምትመለከቷቸው ሰማያዊ ቀሚስ የለበሱ አምስቱ ወጣቶች በሙዚቃ እየጨፈሩ ይገኛሉ። ፊታቸው ላይም የደስታ ስሜት ይታያል።

ኢትዮጵያ ውስጥ ብዙ አይነት የማኅበረሰብ ክፍሎች ይገኛሉ፤ ለምሳሌ እነዚህም ውስጥ የዶርዜ ማህበረሰብ የሚባሉት ማህበረሰብ ይገኙበታል። እነዚህ ማኅበረሰቦች የት አካባቢ ይገኛሉ?

ኢትዮጵያ ውስጥ ብዙ አይነት የመጓጓዣ መንገዶች አሉ ።ከእነዚህም ውስጥ የየብስ የውሃ ተብለው ይከፈላሉ መርከብ የየትኛው የመጓጓዣ አይነት ነው?

አፕል ከአትክልትና ፍራፍሬዎች ውስጥ የሚመደብ ሲሆን፤ በጣም ጣፋጭ እና ተወዳጅ ነው። ይህ አፕል ለጤና ከሚሰጡት ጥቅሞች ውስጥ ቢያንስ ሁለቱን ጥቀሱ።

ኢትዮጵያ ውስጥ ብዙ የህግ አስከባሪ አባላት ይገኛሉ። ከነዚህም ውስጥ አንዱ የሆነው ዳኛ የሚባለው ሲሆን ይህ ዳኛ ከየትኛው ተቋም ይሰራል?

ኢትዮጵያ ውስጥ ብዙ የተፈጥሮ መስህብ ያላቸው ቦታዎች አሉ። ከእነዚሁ ውስጥ አንዱ አርባ ምንጮች የሚገኙበት ቦታ የት ነው? በየትኛው አካባቢ ይገኛሉ?

ከላይ በምስሉ ላይ የምትመለከቱት ወንጀለኛው ዳኛ በሚል ርዕስ የተጻፈ መጽሐፍ ሲሆን መጽሐፉን በመደነቅ እያነበብን የምንጽናናበት ነው።

ሰዎች በሽታን ለመከላከል ብለው የሚጠቀማቸው አትክልት እና ፍራፍሬዎች አሉ ። እነዚህም ውስጥ ቢያንስ ሁለቱን ጥቀሱ?

ሀገራችን የፋብሪካ ምርቶች ወይም ደግሞ ሱፐር ማርኬት ላይ ከሚሸጡ ምርቶች ውስጥ አንዱ መኮረኒ ሲሆን ፤ይህ መኮረኒ ከምን ከምን ይዘጋጃል? ወይም ከምን ከምን ይሰራል?

ከላይ በምስሉ ላይ የምትመለከቷቸው የሀይማኖት አባቶች ያሬዳዊ ዜማ እያቀረቡ ይገኛሉ። በኢትዮጵያ ኦርቶዶክስ ተዋህዶ አማኞችም ናቸው።

ኢትዮጵያ ውስጥ ብዙ የዜና ዘጋቢ ድርጅቶች አሉ ። ከእነዚህም ውስጥ ለምሳሌ የሩጫን ፣ የኳስን ፣ የዝላይን ወዘተ ስፖርታዊ እንቅስቃሴዎችን የሚዘገብበት የዜና ክፍል ምን ተብሎ ይጠራል ?

ሰዎች ከቦታ ቦታ በመንቀሳቀስ የተለያዩ ቦታዎችን ወይም የቱሪዝም መስኅቦችን ይጎበኛሉ ። ከእነዚህም ውስጥ አንዱ የሱፍ ኡመር ዋሻ ሲሆን ይህ ዋሻ የት አካባቢ ይገኛል?

ከላይ በምስሉ ላይ የምትመለከቱት እጽዋት ባቄላ ይባላል፤ ቅጠሉም አረንጓዴ ነው፣ ያፈራው ፍሬ ቅርፊቱም አረንጓዴ ነው፣ ፍሬዉም ለምግብነት ይውላል።

ኢትዮጵያ ውስጥ ካሉ ሀይማኖቶች ውስጥ የሚመደብ ሲሆን ሰዎች ሀጂ ለማድረግ መካ መዲና የሄዳሉ። እነዚህ የትኛው ሃይማኖት ተከታዮች ናቸው?

ኢትዮጵያ ውስጥ ካሉ የስነ ህንጻ ውጤቶች ውስጥ አንዱ የሆነው የላሊበላ ውቅርአብያተ ክርስቲያናት ሲሆን, ይህ ቦታ በስንተኛው አመተ ምህረት ተመሠረተ?

ኢትዮጵያ ውስጥ ብዙ የተፈጥሮ ቦታዎች ይገኛሉ ። እነዚህም ውስጥ አንዱ የሆነው የሰሜን ተራሮች ብሔራዊ ፓርክ ሲሆን ይህ ፓርክ የት አካባቢ ይገኛል ?

ኢትዮጵያ ውስጥ ከሚገኙ የስራ ዘርፎች ውስጥ አንዱ ውትድርና ሲሆን ይህ ውትድርና በየትኛውም የስራ ተቋም ያገለግላል?

ኢትዮጵያ ውስጥ ከተለመዱ ወይም ከሚወደዱ የምግብ ዝርዝሮች ውስጥ የሚመደበው በየአይነት የሚባለው የምግብ አይነት ሲሆን, ይህ በየአይነት የሚባለው በውስጡ ምን ምን አይነት የምግብ ዝርዝሮች ይይዛል።

ከላይ በምስሉ ላይ የምትመለከቱት አርማ የአያት አክሲዮን አርማ ሲሆን አርማውም በጎጆ ቤት የተመሰለ ነው።

በአከባቢያችን ከሚገኙት እዋቶች ውስጥ አንዱ የሆነው ዋንዛ ሲሆን ይህ ዋንዛ ምን ጥቅም ይሰጣል?

ኢትዮጵያ ውስጥ መሰረታዊ አገልግሎት ከሚሰጡ ተቋማት ውስጥ አንዱ የሆነው ሆስፒታል ሲሆን የግል እና የመንግስት ተብሎም ይከፈላል ። ከግልና ከመንግስት ሆስፒታል የትኛው የበለጠ ጥሩ መስተንግዶ ይሰጡናል?

ሰዎች ማህበራዊ ሚዲያን በመጠቀም በጣም ታዋቂ የሆናሉ ከነዛም ታዋቂ ከሆኑ ሰዎች ውስጥ ቢያንስ ሁለቱን ጥቀሱ?

ሰዎች ለማማራ ወይም ለማጌጥ ብለው የተለያዩ አንገት ላይ የሚደረጉ ጌጦችን ያደርጋሉ። እነዚህ ጌጦች ከምን ከምን ይዘጋጃሉ?

ኢትዮጵያ ውስጥ ብዙ የስነ ህንጻ ውጤቶች አሉ። ከነዚህ ውስጥ አንዱ የሆነው የፋሲል ግንብ ሲሆን ይህ ግንብ ከምን ከምን ተሰራ?

በቤታችን ውስጥ ብዙ አይነት የቤት እቃዎች ይገኛሉ። ከነዚህም ዉስጥ አንዱ የሆነው ልብሳችንን የምናስቀምጥበት ቁምሳጥን ሲሆን ይህ ቁምሳጥን ከምን የተዘጋጀ ነው?

ሰዎች ለመኖር ሲሉ ወይም እራሳቸውን ከአደጋ ለመከላከል ሲሉ የሚኖሩበትን ቤት ያዘጋጃሉ። እነዚህን መኖሪያ ቤቶች ከምን ከምን ሊያዘጋጁ ይችላሉ?

የጽንፈት መሳሪያ ዕቃዎች ከሚባሉት ውስጥ የሚመደበው አንዱ እስክርቢቶ ሲሆን ይህ እስክርቢቶ ሰዎች ለምን ለምን አገልግሎት ይጠቀሙበታል?

ዴርቶጋዳ በሚል ርዕስ የተፃፈው ልቦለድ በኢትዮጵያ አገራችን በጣም ታዋቂ ልቦለድ ሲሆን ከየትኛው ምድብ ይመደበል?

ኢትዮጵያ ውስጥ ከሚገኙ ተወዳጅ ምግቦች ውስጥ አንዱ የሆነው ቀይ ወጥ ሲሆን ይህ ቀይ ወጥ ከምን ከምን ይዘጋጃል?

ኢትዮጵያ ዉስጥ ከሚገኙ ቡና ቤቶች ወይም ምግብ ቤቶች ዉስጥ አንዱ የሆነዉ እና ዮድ አቢሲኒያ በሚል ስያሜ የሚጠራ ምግብ ቤት ሲሆን ይህ ምግብ ቤት ወይም ቡና ቤት ምን ምን አገልግሎቶችን ለህዝቡ ይሰጣል?

ሰዎች ቤታቸውን ለማስጌጥ ብለው የተለያዩ ነገሮችን ይጠቀማሉ ። ለምሳሌ ወለላቸውን ለማስጌጥ ሴራሚኮችን ይጠቀማሉ ። ይህን ሴራሚክ ለማንጠፍ ምን ምን ይጠቀማሉ ?

የሱፐርማርኬት ምርቶችከምንላቸው ውስጥ አንዱ የሆነው ብስኩት ሲሆን ይህ ብስኩት የየትኛው የእድሜ ክልል ባሉ ሰዎች ይዘወተራል?

ከላይ በምስሉ ላይ የምትመለከቱት ኪነ-ህንጻ በደብረማርቆስ ውስጥ የሚገኝ ኪነ-ህንጻ ሲሆን በድሮ ዘመን የተሰራ ነው።

በሬድዮ እና በቴሌቪዥን ከምንሰማቸው የባንክ ማስታወቂያዎች ውስጥ አንዱ የሆነው ከልብ ይሰራል እንደ ንብ በሚል መርህ የሚተላለፈው ማስታወቂያ የትኛው የባንክ ማስታወቂያ ነው?

ኢትዮጵያ ውስጥ ብዙ አይነት የማህበረሰብ ክፍሎች ይገኛሉ ከነዚህም ውስጥ ምሳሌ የኩናማ ብሄረሰብ የሚባለው በየትኛው የሀገራችን ክፍል ይገኛል?

ኢትዮጵያ ውስጥ በአብዛኛው በቤት ውስጥ ከሚገኙ እቃዎች ውስጥ የሚመደበው መሶብ የሚባለው ሲሆን እንጀራችንን ለማስቀመጥ እንጠቀምበታለን። ይህ መሶብ ከምን የተሰራ ነው?

ከላይ በምስሉ ላይ የምትመለከቱት ቀይ ቀለም ያለው ፍራፍሬ እንጆሪ ይባላል። ለምግብነት ይውላል ።

ኢትዮጵያ ውስጥ ብዙ ዓይነት የቤት እንስሳቶች ይገኛሉ ።ከእነዚህም ውስጥ አንዱ ላም ስትሆን ይቺ ላም ለሰው ልጅ ምን በመስጠት ትታወቃለች?

ሰዎች በገጠራማው ክፍል በብዛት ሳርን በመጠቀም የተለያዩ ቤቶችን ይሰራሉ። እነዚህ ቤቶች በተለምዶ ምን ተብለው ይጠራሉ?

ኢትዮጵያ ውስጥ ሰዎች ባህላቸውን ለማስተዋወቅ ሲሉ የተለያዩ ጭፈራዎችን ይጨፍራሉ። ከነዚህም ውስጥ ክብ ሰርተው አንገታቸውንና ትከሻቸውን እያወዛወዙ ይጨፍራሉ። ይህ ጭፈራ የየትኛውን ባህል ይወክላል?

ግብርና በኢትዮጵያ ውስጥ በሁለት አይነት መንገድ ይካሄዳል። በዘመናዊ እና በባህላዊ መንገድ ለምሳሌ ሰወች ከብቶችን በመጠቀም እርሻ ያካሂዳሉ። ይህ ከየትኛው የግብርና አይነት ይመደባል?

ሰዎች የተለያዩ ስራዎችን ለመስራት ልዩ ልዩ የሆኑ መሳርያዎችን ይጠቀማሉ። ለምሳሌ እንጨትን ለመቁረጥ የሚጠቀሙት መሳርያ ምን ተብሎ ይጠራል?

መሰረታዊ አገልግሎት ከሚሰጡ ተቋማት ዉስጥ አንዱ ሆስፒታል ሲሆን፤ ይህ ሆስፒታል ለሰዎች ምን ምን አገልግሎቶችን ይሰጣል?

ከላይ የምትመለከቷት እንጨት ላይ የተቀመጠችው አረንጓዴ፣ ክንፍ ያላት ፣አፋ በጣም ረጅም ፣የምትበር የዱር እንስሳ ወፍ ትባላለች።

ክትፎ የሚባለዉ የምግብ አይነት በሰዎች ዘንድ በጣም ተወዳጅ እና ተመራጭ ሲሆን ይህ ክትፎ ከምን ከምን ይዘጋጃል?

ኢትዮጵያ ውስጥ ከሚገኙ ባህላዊ መጠጦች ውስጥ የሚመደበው አንዱ ጠላ ሲሆን ይህ ጠላ ከምን ከምን ይዘጋጃል?

ከላይ በምስሉ ላይ የምትመለከቱት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚከበረው የጥምቀት በዓል አከባበርን ሲሆን ታቦታቱ ወደዬ ማደሪያቸው እየሄዱ ይገኛሉ።

ኢትዮጵያ ውስጥ ብዙ የህግ አስከባሪ አካላት ይገኛሉ። ከነዚህም ውስጥ ፍርድ ቤቶች ላይ የሚሰሩ የህግ አስከባሪ አካላት እነማን ናቸው?

ከላይ በምስሉ ላይ የምትመለከቱት ኪነ ህንፃ የላሊበላ ውቅር አብያተ ክርስቲያን ሲሆን በአማራ ክልል በላሊበላ ከተማ ይገኛል። ህንፃውም ከአንድ አለት ተቦርቡሮ የተሰራ ህንፃ ነው።

ኢትዮጵያ ውስጥ ብዙ መዝናኛ ወይም መናፈሻ ቦታዎች ይገኛሉ ። ከነዚህም ውስጥ አንዱ የሆነው ላንጋኖ የሚባለው መዝናኛ ቦታ ሲሆን በየትኛው የሀገራችን ክፍል ይገኛል ?

በቤታችን ዉስጥ ከሚገኙ ማሽኖች ዉስጥ አንዱ ለምሳሌ የቡና መፍጫ ማሽን ሲሆን ይህ ማሽን ምንን በመጠቀም አገልግሎት ላይ ይውላል?

ማንጎ ከአትክልትና ፍራፍሬ የሚመደብ ሲሆን ይህ ማንጎ ለምግብነት ለማዋል የሚደርስበት ወቅት አለ። ይህ ወቅት የትኛው ወቅት ይመስላቺኋል?

ኢትዮጵያ ውስጥ የተለያዩ ተቋማት የየራሳቸው የሆነ መለያ ወይም አርማ አላቸው ከነዚህም ውስጥ የትምህርት ሚኒስቴርን ብናይ የራሱ የሆነ አርማ አለው። ይህ አርማ ምን አይነት ነው?

ኢትዮጵያ ውስጥ ከሚገኙ ብርቅዬ የዱር እንስሳ ከሚባሉት ውስጥ የሚመደበው የጭላዳ ዝንጀሮ ሲሆን ይህ ዝንጀሮ በብዛት የት አካባቢ ይገኛል?

ኤሌክትሮኒክስ መሳርያዎች ውስጥ የሚመደበው ቴሌቪዥን አንዱ ሲሆን ይህ ቴሌቪዥን ለሰዎች ምን አይነት ጥቅም ይሰጣል።

ከላይ በምስሉ ላይ የምትመለከቷቸው ሴት ወጣቶች የስፖርት መስሪያ ማእከል ዉስጥ ቁጭ ብለው ስፖርት እየሰሩ ይገኛሉ።

በቤታችን ከሚገኙ የቤት ዕቃዎች ውስጥ አንዱ የሆነው ጠረጴዛ ሲሆን ይህ ጠረጴዛ ከምን የተሰራ ይመስላችኋል?

ከላይ በምስሉ ላይ የምትመለከቱት የቤት ዕቃ የልብስ ማጠቢያ ማሽን ሲሆን ሰዎች ልብሳቸውን ለማጠብ የሚጠቀሙበት ነው።

ኢትዮጵያ ውስጥ ከተፃፉ የልቦለድ መጽሐፍቶች ውስጥ አንዱ የሆነው ዴርቶጋዳ በሚል ርዕስ የሚታወቅ መጽሐፍ አለ። ይህ መጽሀፍ በስንት ዓመተ ምህረት ታተመ?

ኢትዮጵያ ውስጥ ብዙ አይነት የማህበረሰብ ክፍሎች ይገኛሉ። ከነዚህም ውስጥ አንዱ የሆነው የአርጎባ ማህበረሰብ ሲሆን ይህ ማህበረሰብ በሀገራችን በየትኛው ክፍል ይገኛል?

ኢትዮጵያ ውስጥ የዜና አገልግሎት ከሚሰጡ ተቋማት ውስጥ አንዱ የሆነው የሃዲያ ቲቪ ሲሆን ይህ ቴሌቪዥን ዜና አገልግሎት የት አካባቢ ይገኛል?

ሰዎች ቤታቸዉን ለማስዋብ ወይም ለማሳመር የተለያዩ ማስዋቢያ ጌጦችን ይጠቀማሉ። ከእነዚህም ዉስጥ ጣሪያቸዉን ለማሳመር የሚጠቀሙት መሳሪያ አለ። ይህ መሳሪያ ምንድን ነዉ?

ኢትዮጵያ ውስጥ የተለያዩ የሃይማኖት ክብረ በአሎች ይገኛሉ። ከነዚህም ውስጥ ለምሳሌ ግሸን ደብረ ከርቤ እየሄዱ የሚያከብሩት ክብረ በአል አለ። ይህ ክብረ በአል በየትኛው ሃይማኖት ይገኛል?

በአካባቢያችን ከምናገኛቸው አትክልትና ፍራፍሬዎች ውስጥ አንዱ የሆነው ብርቱካን ሲሆን ይህ ብርቱካን የትኛውን የቫይታሚን ቅል የያዘ ነው?

በአካባቢያችን ከሚገኙት አረንጓዴ ተክሎች ውስጥ ለምሳሌ ጤናአዳምን ብናይ ጤናዳም በጣም ብዙ ዘርፈብዙ የሆኑ ጠቀሜታዎች አሉት። እኛም ለመድኃኒትነት እንጠቀምበታለን ይህ ጤናዳም ከየትኛው ርዕሰ ጉዳይ ወይም ምድብ የሚመደብ ይመስላችኋል?

በአከባቢያችን ከሚገኙ እፅዋት ውስጥ አንዱ የሆነው ባህር ዛፍ የሚባለው እጽዋት ሲሆን ይህ ባህር ዛፍ ለሰው ልጅ ምን ምን አይነት ጥቅሞችን ይሰጣል?

ኢትዮጵያ ውስጥ ሰዎች ከቦታ ቦታ በመንቀሳቀስ የተለያዩ ቦታዎችን ይጎበኛሉ። ከነዚህም ውስጥ አንዱ ጣና የሚገኙ ገዳማቶች ናቸው። ከነዚህ ገዳማቶች ውስጥ ቢያንስ 2ቱን ጥቀሱ?

ኢትዮጵያ ውስጥ ለምግብነት ከሚውሉ የምግብ ዓይነቶች ውስጥ አንዱ የሽንብራ አሳ የሚባለው ሲሆን ይህ የሽንብራው ዓሳ ከምን ከምን ከምን ይዘጋጃል?

ኢትዮጵያ ውስጥ ከሚገኙ መዝናኛ ወይም መናፈሻዎች ዉስጥ አንዱ የሆነው የወዳጅነት ፓርክ ተብሎ የሚጠራው መዝናኛ ቦታ በየትኛው የሃገራችን ከተማ ይገኛል?

ከላይ በምስሉ ላይ የምትመለከቷት ወጣት ሴት ጥቁር ሴደርያ ዉሃ ሰማያዊ ሸሚዝ ለብሳ የትምህርት ቤት ዩኒፎርም ትምህርቷን እየተከታተች ትገኛለች።

ከላይ በምስሉ ላይ የምትመለከቱት በኢትዮጵያ የባህላዊ ሙዚቃዎች ከምንጠቀምባቸው መሳሪያ አንዱ የሆነው ማሲንቆ ሲሆን ድምጽን እያወጣ ሙዚቃ ያሰማናል።

ከኤሌክትሮኒክስ ምርቶች ዉስጥ የሚመደበው አንዱ ኮምፕዩተር ወይም ላፕቶፕ ሲሆን ይህ ላፕቶፕ የተለያዩ ላፕቶፖች አሉ። ከነዚህም ዉስጥ ቢያንስ ሁለቱን ጥቀሱ።

ከላይ በምስሉ ላይ የምትመለከቷቸው ሁለት ወጣቶች በግብርና ስራ ላይ የሚተዳደሩ ሰዎች ሲሆኑ ምርታቸውን ወደ ቤት ለማስገባት እያዘጋጁ ወይም ፍለሳ እያደረጉ ይገኛሉ።

ከግብርና ምርቶች ውስጥ የሚመደበው አንዱ ድንች ሲሆን ገበሬዎች ድንችል ለማምረት ምን አይነት ሂደትን ይጠቀማሉ?

ከላይ በምስሉ ላይ የምትመለከቱት በባህርዳር ከተማ የሚገኘውን እና ረጅሙን በኢትዮጵያ አንደኛ የሆነውን አዲሱ ድልድይ ሲሆን የአባይ ወንዝን ለመሻገር ይጠቅማል።

ሰዎች ፅናፅል ፣ከበሮ ተጠቅመው ያሬዳዊ ዝማሬ በቤተ ክርስቲያን ያካሂዳሉ ይህ ያሬዳዊ ዝማሬ የሚያካሂዱት በየትኛው ሀይማኖት እምነት ተከታዮች ናቸው?

ኢትዮጵያ ውስጥ ካሉ ክልሎች አንዱ የሆነው የኦሮሚያ ብሔራዊ ክልላዊ መንግስት ሲሆን የራሱ መለያ ወይም ባንዲራ አለው። የዚህ ባንዲራ ቀለሙ ምን አይነት ነው?

ከላይ በምስሉ ላይ የምትመለከቱት ተራራማ ቦታ በኢትዮጲያ ውስጥ የሚገኝ ሲሆን ነጭ ልብስ ለብሶ አረንጓዴ፣ ቢጫ፣ ቀይ የያዘ ባንዲራ ያለበት ሰው እንመለከታለን።

የግብርና ምርቶች ከሚባሉት ውስጥ አንዱ ጤፍ ሲሆን በሀገራችን አብዛኛው ክልል ይመረታል። ይህን ጤፍ ለማምረት ገበሬዎች ምን ምን ነገሮችን ይጠቀማሉ?

ማህበረሰቦች ይገኛሉ ከነዚህ ውስጥ አንዱ የሆነው የኮንሶ ማህበረሰብ ሲሆን በሀገራችን በየትኛው ክፍል ይገኛል?

በአካባቢያችን ከሚገኙ እፅዋቶች ውስጥ ፍሬው ለመጠጥነት ተቆልቶ ለመጠጥነት የሚውል እፅዋት አለ። ይህ እጽዋት ምን ተብሎ ይጠራል ?

አካባቢያችን ላይ ከሚገኙት አትክልትና ፍራፍሬዎች ውስጥ የሚመደበው አንዱ ዘይቶኒ የሚባለው አትክልትና ፍራፍሬ ሲሆን ይህ ዘይቶኒ ለጤና ምን አይነት ጥቅም ይሰጠናል?

በኢትዮጵያ ፖለቲካ ውስጥ የፓርላማ አባላቶች አሉ ፤ ከነዚህ የፓርላማ አባላት ውስጥ ብዙ መቀመጫ ያለው የትኛው ፓርቲ?

ሰዎች ባህላቸው ወይም ጥበባቸውን ለማስተዋውቅ ሲሉ የተለያዩ የአለባበስ ዘዴዎች አሏቸው፤ ለምሳሌ ወንዶች ነጭ ልብስ ለብሰው ከመሃል ከአንገት ስር የሚወርድ ቀይ ጃኖ የሚጠቀሙት የትኛውን ባህል ለማስተዋወቅ ነው?

ከላይ ከምስሉ ላይ የምትመለከቷት ኢትዮጵያዊት አትሌት መሰረት ደፋር ስትሆን በአስር ሽህ፣ በአምስት ሽህ ብሮችን እና ወርቆችን ያስገኘች አትሌት ናት።

ኢትዮጵያ ዉስጥ ብዙ ፊልም የሰሩ እና እንዲሁም ታዋቂ የሆኑ ተዋኒያኖች አሉ። ከእነዚህም ዉስጥ አንዱ የሆነዉ ግሩም ኤርሚያስ የሚባለዉ ተዋናይ ሲሆን ከሰራቸዉ ፊልሞች ዉስጥ ቢያንስ ሁለቱን ጥቀሱ?

ሰዎች ከቦታ ቦታ በመንቀሳቀስ የተለያዩ የቱሪዝም ቦታዎችን ይጎበኛሉ። ከነዚህም ውስጥ አንዱ የሆነው የጀጎል ግንብ የሚባለው ሲሆን ይህ የጀጎል ግንብ በየትኛው የሀገራችን ክፍል ይገኛል?

በቤታችን ውስጥ ከምንጠቀምባቸው ልዩ ልዩ መሣሪያዎች ውስጥ አንዱ የሆነው መርቴሎ የሚባለው ሲሆን ይህ መርቴሎ ምን ምን አገልግሎቶችን ይሰጠናል?

ሰዎች ለመዋብ ወይም ለማጌጥ፣ ለማማር ሲፈልጉ የተለያዩ ጌጣጌጦችን ይጠቀማሉ። ከነዚህም ውስጥ ጆሯቸው ላይ የሚጠሙት ጌጣጌጥ ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቱት ሶስት ጎማ ያለው ተሽከርካሪ ባጃጅ ነው።

ኢትዮጵያ ውስጥ ብዙ የመዝናኛ ቦታዎች ይገኛሉ። ከነዚህም ውስጥ አንዱ በቅርቡ የተገነባው የገበታ ለሀገር የሆነው የጎርጎራ መዝናኛ ሲሆን ይህ ቦታ የት አካባቢ ይገኛል?

ከላይ በምስሉ ላይ የምትመለከቷቸው ብዙ ወጣቶች ከሀገር ለመውጣት በጀልባ ውቂያኖሱን እያቋረጡ ይገኛሉ።

ኢትዮጵያ ውስጥ ከሚገኙ ቡና ቤቶች ወይም ምግብ ቤቶች ውስጥ አንዱ የባህል ምሽት የሚባሉት ቦታዎች ሲሆኑ እነዚህ ቦታዎች የምን አገልግሎት ይሰጣሉ?

ኢትዮጵያ ውስጥ ብዙ ማህበረሰቦች ይገኛሉ ። እነዚህም ውስጥ አንዱ የጉራጌ ማህበረሰብ ሲሆን ይህ ማህበረሰብ በየትኛው የሀገራችን ክፍል ይገኛል?

ኢትዮጵያ ውስጥ ከሚገኙ የከፍተኛ ትምህርት ተቋማት ውስጥ የሚመደብ ሆኖ አሁን ላይ ራሱን የሚያስተዳድር ማለትም ራስ ገዝ የሆነ ዩኒቨርስቲ ነው። ይህ ዩኒቨርስቲ ማን ይባላል?

ኢትዮጵያ ውስጥ የተለያዩ መጠጦች ይገኛሉ ከነዚህም ውስጥ ለምሳሌ ወይን የሚባል መጠጥ ሲሆን ይህን መጠጥ ከስንት ዓመት ጀምሮ መጠጣት ይቻላል?

የሱፐር ማርኬት ምርቶች ወይንም ደግሞ ከሱፐር ማርኬት የሚሸጡ እቃዎች ውስጥ አንዱ የሆነው ኦማር በሚል ስም የሚጠራው የምግብ ዘይት ከምን ይዘጋጃል?

ኢትዮጵያ ውስጥ ከሚገኙ አትክልትና ፍራፍሬዎች ውስጥ አንዱ የሆነው አቮካዶ ሲሆን ይህ አቮካዶ በየትኛው የሃገራችን ወቅት ይደርሳል?

ከላይ በምስሉ ላይ የምትመለከቷቸው አርሶ አደሮች በከብቶች እህሉን እያጠቀጠቁ እና ምርትን እየሰበሰቡ ይገኛሉ።

ከላይ በምስሉ ላይ የምትመለከቱት ኪነ ህንፃ የላሊበላ ውቅር አቢያተ ክርስቲያናት ውስጥ አንዱ ሲሆን የተሰራው ከአንድ አለት ተቦርቡሮ ነው።

ኢትዮጵያ ውስጥ በጣም አዋቂ የሆነ ደግ ሮሆሩህ ግለሰብ አለ። ይህ ግለሰብ የመቄዶንያ መስራች ሲሆን ስሙ ማን ይባላል?

ሰዎች የተለያዩ ስራዎችን ለመስራት የተለያዩ ልዩ ልዩ የሆኑ መሳሪያዎችን ይጠቀማሉ። ለምሳሌ አካፋ ብንወስድ ይህ አካፋ ለምን ለምን ስራዎችን ለመስራት ይጠቅመናል?

ሰዎች በአካባቢያቸው የሚገኙ ዕፅዋትን በመጠቀም ባህላዊ ህክምና ያገኛሉ። ለምሳሌ ቁስል ቢኖርባቸው ሰውነታቸው ላይ ይህንን ለማዳን የሚጠቀሙት የባህላዊ ህክምና ምንድን ነው?

ኢትዮጵያ ውስጥ ከሚገኙ መኖሪያ ቤቶች ውስጥ ዘመናዊ መኖሪያ ቤቶች የሚባሉት ዋነኞቹ ናቸውደ። እነዚህ ዘመናዊ መኖሪያ ቤቶች ከምን ከምን ይሰራሉ?

ኢትዮጵያ ውስጥ ብዙ የከፍተኛ ትምህርት ተቋማት ይገኛሉ። ከነዚህም ውስጥ አንዱ የሆነው ሀረማያ ዩኒቨርስቲ ሲሆን ይህ ዩኒቨርስቲ በየትኛው የሀገራችን ክፍል ይገኛል?

ሰዎች የተለያዩ ሰራወችን ለማከናዎን ልዩ ልዩ መሳሪያዎችን ይጠቀማሉ። ከነዚህም ውስጥ ለምሳሌ መሬትን ለመቆፈር የሚጠቀሙት የትኛውን የልዩ ልዩ መሳሪያ ነው?

ዶሮ በቤታችን ውስጥ የምናረባት ለምግብነት የምንጠቀማት እንዲሁም ደግሞ እንቁላል በመጣል የምትታወቅ እንቁላሉም የሚበላ ሲሆን ይቺ ዶሮ ከየትኛው ርእሰ ጉዳይ ወይም ምድብ ትመደባለች?

ኢትዮጵያ ውስጥ ብዙ የተለያዩ ጫማዎች ይገኛሉ ከእነዚህም ውስጥ አንዱ የሆነው ቆዳ ጫማ ሲሆን ይህ ጫማ በየትኛው በየትኛው የዕድሜ ክልል ውስጥ ያሉት የያዘወትሩታል?

ተራራማ የሆነና እንድሁም ደግሞ ትናንሽ ቁጥቋጦዎች ሳሮች የሚበቅሉበት በጣም ደስ የሚል መልክዓምድር ያለበት ቦታ ከየትኛው ርዕሰ ጉዳይ ወይም ምድብ ይመደባል?

የሽምብራ አሳ ተብሎ የሚጠራዉ የምግብ አይነት በኢትዮጵያ ዉስጥ ተወዳጅ ሲሆን ይህ የምግብ አይነት ከምን ከምን ይዘጋጃል?

በቤታችን ውስጥ ከሚገኙ የቤት እቃዎች ውስጥ አንዱ የሆነው ብርጭቆ ሲሆን ይህ ጭርጭቆ ከምን ከምን ይዘጋጃል ?

ኢትዮጵያ ውስጥ ብዙ አይነት የፖለቲካ ፓርቲዎች ይገኛሉ። ከነዚህም ውስጥ ቢያንስ ሶስቱን ጥቀሱ?

ለሰው ልጅ መሰረታዊ ልማቶች ያስፈልጋሉ ከሚባለው ውስጥ የሚመደቡት አንደኛ መብራት ሲሆን መብራት ለሰው ልጅ ምን አይነት ጥቅሞችን ይሰጣል?

በቆሎ ከግብርና ምርቶች የሚጠቀስ ሲሆን ሰዎች በቆሎን ለማምረት የተለያዩ ሂደቶችን ይጠቀማሉ ። እነዚህ ሂደቶች ጥቀሱ ።

ኢትዮጵያ ውስጥ ከሚገኙ የትምህርት ተቋማት ውስጥ አብዛኛው የህበረተሰብ ክፍል የሚያስተናግዱት ወይም የሚያስተርምሩት የየትኝው ተቋም ናቸው? የግል ወይስ የመንግስት?

ኢትዮጵያ ውስጥ ከሚገኙ መልክዓምድሮች ውስጥ በጣም ተራራማ የሆነውና የኢትዮጵያን ታሪክ የሚናገረው የአድዋ ተራራ ሲሆን በየትኛው የሀገራችን ክፍል ይገኛል?